የምንመለከተው ምስል እንግዲህ አሁን ላይ በጣም በተለምዶ በጣም ፋሺን የሆነ የአሰራር አይነት ነው ፤ ቁጥርጥር ይባላል።

በምስሉ ላይ የምንመለከተው ከቆዳ የሚሰራ የወንዶች ነጠላ ጫማ ነው ። ዶክተር በመባል የሚታወቅ ጫማ ነው ። በጣም ምቹ የሆነ ጫማ ነው ።

ይህ በምስሉ ላይ የምንመለከተው የእንጀራ ማስቀመጫ መገልገያ መሳሪያ ሲሆን በተለምዶ ሞሶብ ተብሎ የሚጠራው ነው። መሶብ ማለት ሁላችንም ቤት ዉስጥ የሚገኝ የ እንጀራ ማስቀመጫ እቃ ሲሆን በተለምዶ ቀበሌ አራት አካባቢ ይሸጣል።

በምስሉ ላይ የምንመለከተው እንግዲህ የአማራ ሚድያ ኮምኒኬሽን በአሲዳማ አፈር ላይ ያቀረበው የዜና ዘገባ ነው።

ይች በምስሉ ላይ የምንመለከታት መኪና በተለምዶ ስሟ ብዙዎች የቤት መኪና ብለው የሚጠሯት ሲሆን ልዩ ስሟ ያሪስ ትባላለች ። ባለ አራት እግር ተሽከርካሪ የቤት መኪና ስትሆን፤ አብዛኛው ፐርሰንት የትራንፖርት አገልግሎት በመስጠት ለቤተሰብ ነው የምትሆነው ፤ ነገር ግን ለራይድም ለተለያዩ አገልግሎቶች የሚውል የቤት መኪና ነች።

በምስሉ ላይ የምንመለከታቸው ወጣቶች የባህላዊ አልባሳትን በመልበስ ውዝዋዜ እያቀረቡበት ያለውን ሁኔታ ነው ።

በምስሉ ላይ የምንመለከተው የፑል የማጫወት ስራ ነው። ባሁን ላይ ጥሩ ገቢ የሚያስገኝ የስራ ዘርፍ ነው።

በምሥሉ ላይ የምንመለከተው እንግዲህ የፍራፍሬ መጠጥ ነው። የአቦካዶና የፓፓያ ፍራፍሬ በመጠጥ ላይ ናቸው።

በምስሉ ላይ የምንመለከተው እንግዲህ እጃችን ሲሰበር፤ ወለም ሲለን በባህላዊ መንገድ በቀርቅሃ የምንታከምበት ነው ።

በምስሉ ላይ የምንመለከታቸው ወጣቶች በእግረኛ መንገድ ስራ ላይ የተሰማሩ ወጣቶች ናቸው።

ይህ በምስሉ ላይ የምንመለከተው ግለሰብ የቀድሞው የአማራ ብሄራዊ ክልላዊ መንግስት ፕሬዚዳንት እና የአሁኑ የፌዴሬሽን ተወካዮች ምክር ቤት ሃላፊ የተከበሩ አቶ አገኘሁ ተሻገር የሚባሉ የጎንደር ክፍለሃገር ተወላጅ ግለሰብ ናቸው።

በምስሉ ላይ የምንመለከተው በአማራ ሚዲያ ካምንኬሽን የህክምና ቁሳቁስ ድጋፍ ላይ የዘገበው የዜና ዘገባ ነው።

በምስሉ ላይ የምንመለከተው የቤት ዉስጥ መገልገያ ቁምሳጥን የሚባል ነው:: ልብሶችን አጣጥፈን ለማስቀመጥ እንገለገልበታለን::

በምስሉ ላይ የምንመለከተው የኢትዮጵያ ባህላዊ መጠጥ ሲሆን ፤ ጠጅ በመባል የሚታወቅ እና በብርሌ ተቀምጦ ይታያል።

በምስሉ ላይ የምንመለከተዉ የወንዶች ቦርሳ ዋሌት ይባላል። እሱም የተለያዩ መታወቂያዎችን ገንዘቦችን ለመያዝ ያገለግላል።

በምስሉ ላይ የምንመለከታቸው የኢትዮጵያ እንቁ የሆኑ አትሌቶቻችን በስፖርታዊ ልምምድ ቦታቸው ላይ እየተለማመዱ።

በምስሉ ላይ የምንመለከተው ባህር ዳር ላይ የሚገኝ ጣና ሀይቅ አጠቃላይ ሁለተኛ ደረጃ እና ከፍተኛ ትምህርት መሰናዶ ትምህርት ቤት የሚባል ትምህርት ቤት ነው ።

በምስሉ ላይ የምንመለከተው የማስዋብ ስራ፣ የማስጌጥ ለተለያዩ ለልደት ፣ ለክርስትና፣ ለሰርግ የምንሰራው የማስጌጥ ወይም የዲኮር ስራ ነው።

በምስሉ ላይ የምንመለከተዉ የኢትዮጵያ ባህላዊ መጠጥ፤ በጣሳ ተደርጎ የሚጠጣ "ቦርዴ" በመባል የሚታወቅ መጠጥ ነዉ።

በምስሉ ላይ የምንመለከታት ተሽከርካሪ ባለ ሶስት እግር ባጃጅ በመባል የምትታወቅ የተሽከርካሪ አይነት ናት።

በምስሉ ላይ የምንመለከተው በጣም ውብ እና ዘመናዊ የሆኑ የቤት ውስጥ መገልገያ የወጥ ማቅረቢያ ሰሀኖች ናቸው።

በምስሉ ላይ የምንመለከተው ድምፃዊ ማዲንጎ አፈወርቅ በመባል የሚታወቅ አሁን ላይ በሂወት የሌለ ድምፃዊ ነው ።

በምስሉ ላይ የምንመለከተው የኢትዮጵያ ንግድ ባንክ ስለ ሲቢኢ ብር ያወጣው ማስታወቂያ ያስተዋወቀበት ማስታወቂያ ነው ።

በምስሉ ላይ የምንመለከተው ለተለያዩ ነገሮች ለሰርግ፣ ለልደት ፣ለተለያዩ ፕሮግራሞች መድረኮችን ውብ እና ማራኪ አድርገን የምናስጌጥበት የዲኮር አይነት ነው።

በምስሉ ላይ የምንመለከተው እንግዲህ መኖሪያ ቤት የጋራ መኖሪያ ቤት ውይም ደግሞ ኮንዶሚኒየም ተብሎ የሚጠራ የመኖሪያ አይነት ነው።

በምስሉ ላይ የምንመለከተው የምግብ አይነት ሸክላ ጥብስ በመባል ይታወቃል ። ስጋ በእቃ ላይ ተደርጎ የሚጠበስበት የምግብ አይነት ነው ።

በምስሉ ላይ የምንመለከተው እንግዲህ ሙሉ ለሙሉ ከአልሙኒየም የተሰራ የእንጀራ ማስቀመጫ እንደ መሶብ የምንጠቀምበት ነው።

በምስሉ ላይ የምንመለከተዉ የአማራ ሚዲያ ኮሚኒኬሽን በዜና ዘገባ ላይ ስለ አሜኮ ቴክኔሎች ልህቀት ያስታወቀዉ የዜና ዘገባ ነዉ።

በምስሉ ላይ የምንመለከታቸው የካቶሊክ እምነት ተከታይ ሴቶች የመፅሐፍ-ቅዱስ ጥናትና ንባብ ላይ ናቸው ።

በምስሉ ላይ የምንመለከተው የገላ ሳሙና ላክስ በመባል የሚታወቅ የውበት መጠበቂያ ሳሞና ነው ። በጣም ማእዛው ልዩ እና ቆንጆ የሆነ ሳሞና ነው ።

በምስሉ ላይ የምንመለክታቸው ለስላሳ መጠጥ የሆነው ሚሪንዳ ነው። በጠርሙስ እና በፕላስቲክ

በምስሉ ላይ የምንመለከተው የ መጠጥ ውሀ ግንባታ ተጠናቆ በምርቃት ስነስርአት ላይ ነው የሚገኘው።

በምስሉ ላይ የምንመለከታት ወጣት ቆንጆ በጣም በሚያምር ሁኔታ ፀጉሯን የተሰራች ሹሩባ ሴት ናት።

በምስሉ ላይ የምንመለከተው እስክብሪቶ በመባል ይታወቃል። የተለያዩ ትምህርቶች ላይ የምንጽፍበት የእስክብሪቶ አይነት ነው።

በምስሉ ላይ የምንመለከተው ፀጉር ዊግ በመባል አርቴፊሻል የፀጉር ዊግ በመባል የሚታወቅ ነው ። ፀጉራችን ለማስረዘም ለማብዛት የምንጠቀምበት የፀጉር አይነት ነው ።

በምስሉ ላይ የምንመለከታቸው የሴት ህጻናት እና የወንድ ህጻናት የልብስ መሸጫ ሱቅ ነው።

በምስሉ ላይ የምንመለከታት ሴት ጸጉራን የተሰራች ሴት እንዴት ፀጉራችን ውብ አድርገን እንደምንሰራ የሚያሳየን የውበት መጠበቂያ አይነት ነው።

በምስሉ ላይ የምንመለከተው ፔሌፒስ የልብስ መተኮሻ ለቤት ውስጥ በጣም ወሳኝና ጠቃሚ ሆነ ዕቃ ነው። ልብስን ለመተኮስ ያገለግለናል።

በምስሉ ላይ የምንመለከተው የምግብ ዓይነቶ ክትፎ በመባል ይታወቃል። በእንጀራ እና በቆጮ ነው የቀረበው።

በምስሉ ላይ የምንመለከተው የወጋገን ባንክ ማስታወቂያ የሆነው ማስታወቂያ ነው። ወጋገን ባንክ ማሽኖች ክፍያ እንደሚፈጽም የሰራው ማስታወቂያ ነው።

በምስሉ ላይ የምንመለከተው የምግብ አይነት ፍሩትመንች በመባል ይጠራል። ብዙ አይነት ፍራፍሬዎችን አንድ ላይ አድርገን የምንጠቀመው ነው።

በምስሉ ላይ የምንመለከተው አብዚ በመባል ወይም ቀጠኛ በመባል እንጠራዋለን። ጨው የተቀባ ትኩስ እንጀራ ነው።

በምስሉ ላይ የምንመለከተው የኢትዮጵያ በኢትዮጵያ ባህላዊ መጠጥ የሆነው ጠላ ለመጠጥነት ከመድረሱ በፊት በዚህ እቃ ተበጥብጦ ለመጠጥነት ሲዘጋጅ ማለት ነው።

በምስሉ ላይ የምንመለከተው የ አማራ ሚዲያ ኮምኒኬሽን የሆነው የአደጋ ስጋት ምላሽ ተግባራት ላይ የሰራው የዜና ዘገባ ነው።

በምስሉ ላይ የምንመለከተው የተሽከርካሪ አይነት በቻርጅ የሚሰራ የተሽከርካሪ አይነት ነው።

በምስሉ ላይ የምንመለከተው ተሽከርካሪ ባለሁለት ጎማ ብስክሌት በመባል የሚታወቅ ከአንድ ቦታ ወደ አንድ ቦታ የምንቀሳቀስበት የተሽከርካሪ አይነት ነው።

በምስሉ ላይ የምንመለከታት ሴት የሆነች በሊስትሮ ስራ ላይ የተሰማራች ሴት ናት።

በምስሉ ላይ የምንመለከተው ታዋቂ የሆነ የባህላዊ ድምፅ ያለው ሰማኸኝ በለው በመባል የሚታወቅ ሙዚቀኛ ነው።

በምስሉ ላይ የምንመለከተው ለምግብ ወይም ለገቢያነት የሚያገለግለን የምግብ ጠረጴዛ ሽያጭ ስራ ነው።

በምስሉ ላይ የምንመለከተው የአማራ ሚዲያ ኮምኒኬሽን በመሬት መንሸራተት ላይ የዘገበው የዜና ዘገባ ነው።

በምስሉ ላይ የምንመለከታቸው ሴቶች የኢትዮጵያን ባህላዊ አልባሳት በዘመናዊ መንገድ እያስተዋወቁበት ያለ ነው።

በምስሉ ላይ የምንመለከተው የአማራ ሚዲያ ኮሙኒኬሽን በጤና ተቋማት ማሻሻል ላይ የሰራው የዜና ዘገባ ነው።

በምስሉ ላይ የምንመለከተው የጭስ አባይ ፏፏቴ በመባል የሚታወቅ በጣም ታሪካዊ የሆነ ቦታ ነው።

በምስሉ ላይ የምንመለከተው እንግዲህ በላስቲክ የተሰራ እቃ ለመያዣነት የሚያገለግል ዘምቢል በመባል የሚታወቅ የቤት ውስጥ እቃ መያዣ ነው።

ይህ በምስሉ ላይ የምንመለከተው ሰው ብርጋዴር ጀነራል ተፈራ ማሞ የቀድሞ የመከላከያ ሠራዊት አባል ሲሆን በአሁኑ ወቅት ደግሞ ሸዋ ክፍል ሃገር የፋኖ ታጣቂዎችን በመምራትና በማደራጀት ላይ የሚገኝ ግለሰብ ነው።

በምስሉ ላይ የምንመለከተው የእጅ ስዓት በመባል ይታወቃል። በጣም ቆንጆ እና ዘመናዊ የሆነ በወርቃማ ከለር የተሰራ የእጅ ስዓት ነው።

በምስሉ ላይ የምንመለከታቸው አባት የኦርቶዶክስ እምነት ተከታይ የጸሎት እያደረጉ ነው።

በምስሉ ላይ የምንመለከተው የቤት ውስጥ መገልገያ በቆንጆ ጣውላ የተሰራ የህጻን ልጅ መተኛ አልጋ ነው።

ይህ ምስል የሚያሳየው በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስትያን በየአመቱ ጥር 11 ቀን የሚከበረውን የጥምቀትን በዐል ህዝበ ክርስቲያኑ በተለምዶ ቦታው እንደሚታወቀው የባህርዳር ህዝብ ወጦ ጥምቀትን ሲያከብር የሚይሳይ አውቶ ግራፍ ነው።

በምስሉ ላይ የሚታየው የቤት አይነት ግራውንድ ፕለስ ዋን በመባል የሚታወቅ ቆንጆ ሁኖ የተሰራ መኖሪያ ቤት ነው።

በምስሉ ላይ የምንመለከተው ሱቅ እንግዲህ የለስላሳ መጠጦችን የወይን አይነቶችን፣ የተለያዩ ነገሮችን ፍራፍሬ አይነቶችን የያዘ መሸጫ ሱቅ ነው።

በምስሉ ላይ የምንመለከተው በኢትዮጵያ ባህላዊ የሆነው በሞሰብ የቀረበ ባንድ ላይ የምንመገብበት የምግብ አይነት ነው።

በምስሉ ላይ የምንመለከተው የምግብ ዓይነት ፍርፍር በመባል የሚታወቅ የምግብ አይነት ነው። ከእንጀራ እና ከሽንኩርት፣ ቲማቲም ተደርጎ ተፈርፍሮ የሚሰራ የምግብ ዓይነት ነው።

በምስሉ ላይ የምንመለከተው እንግዲህ በባህላዊ መንገድ በቆዳ የተሰራ መቀመጫ ሶፋ ነው ።

በምስሉ ላይ የምንመለከተው የኢትዮ ቴሌኮም ቴሌብርን በማስታወቂያ ያስተዋወቀበት ማስታወቂያ አይነት ነው።

በምስሉ ላይ የምንመለከተው እንግዲህ ቬንቶ በመባል የሚታወቅ ለተለያዩ ጁሶች ላይ እንደማጣፈጫነት የምንጠቀመው ነው።

በምስሉ ላይ የምንመለከተው ፀጉር በጣም በሚያምር የተሰራ የሹርባ አሰራር ነው።

በምስሉ ላይ የምንመለከተው በአማራ ሚዲያ ኮሙኒኬሽን በባህር በር ጥያቄ ላይ የሰራው የዜና ዘገባ ነው።

በምስሉ ላይ የምንመለከተው ኧ እንግዲህ የአባይ ባንክ አክሲዮን ማህበር መለያ የሆነውን ኧ አርማውን ነው ።

በምስሉ ላይ የምንመለከተው መጠጥ ሀበሻ ቢራ በመባል የሚታወቅ የመጠጥ አይነት ነው። አልኮልነት ያለው የመጠጥ አይነት ነው።

በምስሉ ላይ የምንመለከተው የኢትዮጵያ ባህላዊ ምግብ እንጀራ በወጥ እና ከጎኑ ጎመን እና ሰላጣ ያለው

በምስሉ ላይ የምንመለከተው የማስተርስ ድግሪ ትምህርት ካጠናቀቁ በኋላ የሚለበስ ጋወን ነው።

በምስሉ ላይ የምንመለከተው ቆንጅየ ህጻን ልጅ የጸጉር ቁርጥ ነው። በፊቱ ቅርጽ የተወጣለት የጸጉር ቅርጽ ነው።

በምስሉ ላይ የምንመለከተው እንግዲህ የብረታብረት መስሪያዎችን የተለያዩ ቤቶች የተለያዩ አጥር በሮች የምንሰራበት ስራ ነው።

ይህ በምስሉ ላይ የምንመለከተው ፊታችን በጸሐይ እንዳይጎዳ የምንጠቀመው የክሬም አይነት ነው። በጣም ጠቃሚና ለፊታችን እንዳይጎዳ የሚያደርግ ክሬም ነው።

በምስሉ ላይ የምንመለከታቸው ሴት እና ወንድ የሆኑ በኢትዮጵያ ባህላዊ አልባሳት የኢትዮጵያን ባህላዊ ጭራን የያዘ እና በባህላዊ ልብስ የደመቁ ናቸው።

በምስሉ ላይ የምንመለከተው የካፌ አይነት ዳውን ታውን ካፌ በመባል የሚታወቅ ነው። የተለያዩ አይነት ትኩስ ነገሮችን የምናገኝበት ካፌ ነው።